መንበረ ቅዱስ ዮሴፍ ትምህርት ቤት በካቶሊክ ቤተ ክርስቲያን የምተዳደር ጥብቅ ዲሲፕሊን ከፍተኛ የትምህርት የሚታወቅ ብዙ ስመጥር ያሉ የሁለተኛ ደረጃ ትምህርት ቤቶች ውስጥ ዋነኛው ነው።

የመመዝገን ዘዴ እራሴን መመዘን ዘዴ የተማሪዎች የራሳቸውን የመማር ሂደትና አፈፃፀም የሚገመግሙበት ሲሆን በትምህርት ጥራታቸው ማሻሻል ፕሮግራሞች ይበረታታሉ እንግዲ የማሻሻል ዘዴ በመባል የሚታወቅ የማስተማር ዘዴ ነው

የአጭር ርቀት ሩጫ የአጭር ርቀት ሩጫ እንግዲህ ኢትዮጵያ በዓለም አቀፍ ደረጃ ከምታደርጋቸው ውድድሮች ውስጥ በኢትዮጵያ ውስጥ ብሎ ባለም አቀፍ ደረጃ ተወዳጁ ሆነ የስፖርት እንቅስቃሴ በመሆኑ ብዙዎቻችን እንወደዋለን

የኔትወርክ ጭነት እና ድጋፍ የኔትወርክ ጭነት እና ድጋፍ የምንለው የኮምፒውተር ኔትወርኮችን የመዘርጋት የኢንተርኔት ግንኙነት ችግሮችን የመፍታት የቴክኒክ ድጋፍ የመስጠት ስራን የምንሰራበት መያዊ የሆነ ክህሎት ልናገኝበት የምንችለው ነው።

ደሴ ገብረ ማርያም ትምህርት ቤት ደሴ ገብረ ማርያም ትምህርት ቤት ከህጻናት ትምህርት ቤቶች ውስጥ አንዱ ሲሆን የፈረንሳይን ስርዓተ ትምህርት ተከትሎ የፈረንሳይኛ ቋንቋን ከልጅነት ጀምሮ የሚያስተምር ትምህርት ቤት በመሆኑ ለህፃናት ተስማሚ ትምህርት ቤት ነው።

የቅድስት ማርያም ትምህርት ቤት፦ የቅድስት ማርያም ትምህርት ቤት ከህፃናት ትምህርት ቤቶች ውስጥ አንዱ ሲሆን በብዙ ቅርንጫፎች የሚታወቅና የተደራጀ የትምህርት ስርዓት ያለው በአዲስ አበባ ከተማ ውስጥ በስፋት ለህፃናቶች የማስተማሪያ አገልግሎት እየሰጠ ያለ ነው።

ረጅም ፕሮትራክተር ፣ኮምፓስ ፣ማስመሪያ በሂሳብ ትምህርት ውስጥ ርዝመትን ለመለካት ፣ማዕዘኖችን ለመሳል እና ለመገንባት የሚያገለግሉ የትምህርት መገልገያዎች ናቸው።

ይህ የጉለሌ ሳይንስ ትምህርት ቤት በአዲስ አበባ የሚገኝ በሳይንስና በሂሳብ ትምህርት ላይ የሚያተኩር ነው በከተማው ውስጥ በሳይንስ ትምህርት በጥራቱ የሚታወቅ ሲሆን የላቁ ተማሪዎችን ያስባል።

ደብረ ወርቅ ማሪያም የህፃናት ትምህርት ቤት በአንዳንድ አካባቢዎች በጥሩ አስተማሪዎች እና እንክብካቤዎች የሚጠቀስ ልዩ ትምህርት ቤት በደብረ ወርቅ ከተማ እና በአካባቢው ካሉ የህፃናት ትምህርት ቤቶች ውስጥ አንዱ ነው።

የፊዚክስ ትምህርት የፊዚክስ ትምህርት ከሁለተኛ ደረጃ ትምህርት አንዱ ሲሆን ይህም የአየር ላይ ወይም የህዋ ነገሮችን የሆኑ ሳይንሳዊ ትምህርቶችን የምናጠናበት የሁለተኛ ደረጃ ትምህርት ነው።

የሎጅስቲክ እና ግዢ አስተዳደር እቃዎችን ከምርት ቦታዎች እስከ ተጠቃሚ ድረስ በቅልጥፍና እና በዝቅተኛ ወጪ እንዲደርሱ የሚያስተዳድር የሙያ ትምህርት ሲሆን ይህ እንግዲህ እንዴት እቃዎችን ማጓጓዣ እንደሚችል የሚያስተምር የሙያ ትምህርት ነው።

የሶፍትዌር ልማትና ፕሮግራሚንግ ይህም ደግሞ የሞባይል አፕልኬሽኖችንና የድህረ ገጽ ጣቢያዎችና ለንግድ ስራ የሚያገለግሉ ሲስተሞችን የመገንባት ስራ ነው። ፈጣን እድገት እያሳየ ያለ ዘርፍ ሲሆን ትምህርቱ በአሁኑ ወቅት በጣም ተወዳጅ የሆነ የሙያ ትምህርት ነው።

የቅድስት ስላሴ አካዳሚ የላቀ ተሰጦ ክፍል በጥራት ትምህርት አሰጣጥ የሚታወቅ ሲሆን በግል ትምህርት ቤት በሰዎች መካከል ጥብቅ በሆነ አካዳሚ ስርዓቱ ይታወቃል።

ውሰታ የመጀመሪያ ደረጃ ትምህርት ቤት፦ ውሰታ የመጀመሪያ ደረጃ ትምህርት ቤት በደብረማርቆስ ከተማ በውሰታ ቀበሌ የሚገኝ ከአንድ እስከ ስምንተኛ ክፍል ድረስ የሚያስተምር ከመጀመሪያ ደረጃ ትምህርት ቤቶች ውስጥ የሚጠቀስ ተወዳጅ የሆነ በደብረማርቆስ ውስጥ የሚገኝ የመጀመሪያ ደረጃ ትምህርት ቤት ነው።

የሀዋሳ ልዩ ፍላጎት ትምህርት ቤት በደቡብ ክልል የሚታወቀው ዋና የልዩ ፍላጎት ማዕከል ሲሆን ለተለያዩ እና የስሜት ህዋሳት ችግር ላለባቸው ተማሪዎች የተሟላ የትምህርት አገልግሎትን ይሰጣል።

ጂሳይኮሎጂ ተብረው የሚጠራው የዩኒቨርሲቲ ትምህርት የሰውን ልጅ አስተሳስብ ባህሪ ስሜቶች ና አምሯዊ ሂደቶች በመመርመር የሚያጠና በጤና እና በሥራ ዘፍ ጠቃሚ የሆነ ትምህርት ነው

ሰሌዳ ጠመኔ እና ማርከር ሐሳቦቹን ለመጽፍ ስሎችን ለመሳል እና በክፍል ውስጥ ማብራሪያ ለመስጠት የሚያገለግሉ ዋና ዋና መሰረታዊ የሆኑ የትምህርት መገልገያ መሳሪዎች ናቸው።

ቅዱስ ዮሴፍ ትምህርት ቤት ኪንግ ጋርደን። በካቶሊክ ሚሽን የሚተዳደር ታዋቂ ትምህርት ቤት ነው። ለብዙ ትዉልዶች ትምህርት አገልግሎት በመስጠት ይታወቃል። በስራት እና በቤተክርስቲያናዊ እሴቶች ላይ ያተኮረ ትምህርት ይሰጣል።

ጃን ሞስኮ ቤተመጻሕፍት ጃን ሞስኮ ቤተመጻሕፍት የምንለው በባህርዳር ከተማ በባህርዳር ዩኒቨርስቲ ውስጥ በፓሊ ካምፓስ ውስጥ የሚገኝ ቤተመጻሕፍት ነው። ይህ ቤተመጻሕፍት እጅግ ዘመናዊ የሆኑ እና የተለያ መፅሃፍቶች እና ቴክኖሎጂ ኮምፒውተሮች የሚገኙበት ነው።

የጤና መረጃ ሲስተሞች የጤና እንክብካቤ አሰጣጥን ለማሻሻል የሚያስችሉ የኤሌክትሮኒክስ መረጃ ስርዓቶች እና ቴክኖሎጂዎችን የመንደፍ ዘርፍ ነው መረጃን ማስተዳደር ላይ የሚያተኩር የሙያ ስልጠና ነው

የፀሀይ ሀይል ቴክኒክ የፀሀይ ሀይል ቴክኒክ የምንለው እንግዲህ የሳይበር ሃይል መሳሪያዎችን ወይም ሶላር ፓኖሎችን የመግጠምና ጥገና የማድረግ የኃይል ስርአቱን የማስተዳደር ሙያን እንድናገኝበት የምንችለው የሙያው የሆነ ትምህርት ነው።

የቢግ ዳታ ማነጅመን እጅግ ከፍተኛ የሆኑ የመረጃ መጠኖችን በብቃት የማደራጀት ፣የማከማቸት እና የማስኬድ ዘዴ ነው ለዳታ ሳይንስ እና ለፈጣን ትንተና የሚያስችል መሰረተ ልማት ይፈጠራል።

የቡድን ስራ፤ የቡድን ስራ የሚባለው ከማስተማር ዘዴዎች ውስጥ አንዱ ሲሆን ተማሪዎች በትናንሽ ቡድኖች ተከፋፍለው የጋራ ተግባርን የሚሰሩበት ነው ለትብብር መማር ከፍተኛ ድርሻ መኖሩን መስራት ወይም በቡድን መስራት ያለውን ጠቀሜታ ያሳውቃል።

ትምህርት ቤት ላፍቶ ትምህርት ቤት የምንለው እንግዲ በህፃናት ክፍል ትምህርት ላይ ትኩረቱን የሚያደርግና ለጥራት የሚሰጥ ትምህርት ቤት ሲሆኑም ትምህርት ቤቶች ከህፃናት ትምርት ቤትዎች ውስጥ ነው።

ከሙያዊ ትምህርቶች ውስጥ አንዱ የሆነው የኤሌክትሪካል ትምህርት ሲሆን የቤቶችን ፣የህንፃዎችን ፣የኢንዱስትሪዎችነ ፣የተቋማትን የኤሌክትሪክ መስመር መዘርጋት እና ጥገና ሚመለከት በተግባር የታገዘ በግንባታ መስፋፋት ምክንያት ተፈላጊ እየሆነ የመጣ ትምህርት ነው።

የመቅደላ ልዩ ፍላጎት ትምህርት ቤት ልዩ ፍላጎት ትምህርት ቤት በተለይ የአእምሮ ዝግመት ያለባቸውን ልጆች የመንከባከብና የማስተማር አገልግሎት በመስጠት ይታወቃል በህክምናና በትምህርት ድጋፍ ላይ አስተዋጽኦ ያደርጋል።

የማሳያ ዘዴ የማሳያ ዘዴ ተብሎ የሚጠራው እንግዲህ አስተማሪው አንድ ጽንሰ ሀሳብን የስራ ልምድ ወይም በተግባር አሳይቶ ተማሪዎች የሚመለከቱበት ለምሳሌ የኬሚስትሪ ሙከራዎችና የባዮሎጂ ሙከራዎች የሚያሳዩበት የማስተማር ዘዴ ነው።

የሂሳብ ኮምፒውተር ውስብስብ የሂሳብ ችግሮችን ለመፍታት የኮምፒዩተር መሣሪያዎችን እና ዘዴዎችን የሚጠቀም ዘርፍ ነው። በፊዚክስ፤ ኢኮኖሚክስና ምህንድስና ምርምር ላይ ትልቅ አስተዋጽኦ ያደርጋል።

የመጀመሪያ ደረጃ ትምህርት ቤት ከሆኑ ዋና ሚጠቀሱት አገራት በመባል የሚታወቁ ሲሆን በቀጠሮ አካባቢው ቀበሌ ላይ የሚታወቁ ከአንድ እስከ አራት የትምህርት አገልግሎት የሚሰጡ የትምህርት ቤቶች የመጀመሪያ ሳተላይቶች በመባል ይታወቃሉ

የዲጂታል ፎረንሲክ በኮምፒውተር በኔትወርኮች እና በሌሎች ዲጂታል መሳሪያዎች ላይ ያለውን መረጃ በሕግ ተቀባይነት ባለው መንገድ የመሰብሰብና የመመርመር ሂደት ነው። ለሳይበር ወንጀል ምርመራ እና ለፍርድ ቤት ማስረጃነት ያገለግላል።

የአዲስ አበባ ዩኒቨርሲቲ ልጆች ማቆያ ከሀገሪቱ ትልቅ ተቋም ጋር የተቆራኘ የህጻናት እንክብካቤነት ላይ ዩኒቨርስቲ የሠራተኞችና ተማሪዎች አገልግሎት ሲሆን በጥናትናኤል ህጻናት አስተዳደግ ይታወቃል

ኒዉ ጀነሬሽን ትምህርት ቤት ኪንግ ጋርደን የዘመኑን ስርዓተ ትምህርት በመከተል የሚታወቅ አዳዲስ የማስተማሪያ ዘዴዎችን በመጠቀም የቅድመ መደበኛ ትምህርትን የሚሰጥ ሲሆን በወላጆች ዘንድ ተፈላጊ ነወ።

የቴሌቪዥን ትምህርት መሣሪያዎች የትምህርት ፕሮግራሞችን ለመመልከት የሚያገለግሉ የቴሌቪዥን መቀበያና ሳተላይት መሳሪያዎች ናቸው በርቀት ለሚማሩ ተማሪዎች የእይታ ትምህርት የሚሰጡ ናቸው

የኢኮሜርስ ቴክኖሎጂ በኢንተርኔት አማካይነት እቃዎችንና አገልግሎቶችን የመግዛትና የመሸጥ ሥርዓቶችን የመንደፍ እና የማስተዳደር ዘርፍ ነው። የኦንላይን ንግድ ለክፍያ ስርአቶች እና ለደንበኞች ደህንነት ትኩረት ይሰጣል።

ኢትዮ ቻይና ወዳጅነት የህፃናት ትምህርት ቤት ከዋናው ትምህርት ቤት ጋር ተያይዞ የሚጠቀስ በትምህርት ጥራቱ የሚታወቅ የመንግስት ተቋማት አካል የሆነ ይህ ለኬጆች ወይንም ደግሞ ለህፃናት ታስቦ የተሰራ ትምህርት ቤት ነው።

ሀሁ የመጀመሪያ ደረጃ ትምህርት ቤት! ሀሁ የመጀመሪያ ደረጃ ትምህርት ቤት የምንለው በደብረ ማርቆስ ከተማ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች ውስጥ አንዱ ሲሆን ይህ የመጀመሪያ ደረጃ ትምህርት ቤት እነ በውቀቱ ስዩም እና የመሳሰሉ ታዋቂ ሰዎችን ያፈራ የመጀመሪያ ደረጃ ትምህርት ቤት ነው።

ፊደል የህፃናት ትምህርት ቤት በህፃናት በንባብ ክህሎትና በቋንቋ እድገት ላይ ባለው ትኩረትና ዝንባሌ ይህም እንግዲ ለህጻናቶች በፊደል ማስቆጠር በጣም የሚታወቀውና ከፍተኛ እውቅና ያገኘ ትምህርት ቤት ነው።

የሚና ጨዋታ የሚና ጨዋታ የሚባለው ተማሪዎች የተሰጣቸውን ሚና በመወጣት ፅንሰ ሀሳብን በተግባር የሚረዱበት ነው ለምሳሌ የህግ ወይንም የንግድ ትምህርትን ለመማር ከፍተኛ ጥቅም ያለው የማስተማር ዘዴ ነው።

ቅድስት ማርያም ትምህርት ቤት ኪንግ ጋርተን በበርካታ ቅርንጫፎች የሚታወቀውና በብዙ ዘንድ ሰፊ ተቀባይነት ያለው በሁሉም ከተማዎች የሚታወቅ ቅርንጫፍ በተደራሽነት አድርጎ ታላቅ መመደበኛ ትምህርት ታዋቂ ነው።

የህፃናት ቤተመፃፍት የህፃናት ቤተመፃፍት የምንለው እንግዲህ ታናናሾች / ህጻናቶች የሚያነቡበት ቤተመፃፍት ሲሆን የቤተመፃፍት የተለያዩ ህፃናት የሚሆኑ አስፈላጊ የሆኑ ነፃ የሚገኙበት መጽሐፍ ቤት ነው

የቋንቋ ላብራቶሪ መሣሪያ ተማሪዎች የውጭ ቋንቋዎችን በተግባር ማዳመጥ ወይም መናገር እንዲለማመዱ የሚያስትሉ ድም እና የጆሮ ማዳመጫ መሳሪያዎች ናቸው የቋንቋን ቃል ለማዳበርን ይረዳሉ

የናዝሬት ልጅ ፍላጎት ትምህርት ቤት በኦሮሚያ ክልል አንጋፋ ፍላጎት ትምህርት ቤት ነው በአዳማ ወይም ናዝሬት ከተማ የሚገኝ ሲሆን በክልሉ ውስጥ ለበርካታ ፍላጎት የቆየ ተቋም ነው

የቤት ውስጥ የኤሌክትሪክ ተከራና ጥገና አጫጭር ቤቶችና ለአነስተኛ ተቋማት የሚያገለግል ቀላል የኤሌክትሪክ መሳሪያዎችን የመጠገንና የመትከል ክህሎት ሲሆን በአጭር ጊዜ ለመፍጠር የሚያስችል ተግባራዊ ስልጠና ነው

የቢሮ አስተዳደር የቢሮ አስተዳደር ከሙያዊ ትምህርቶች ውስጥ አንዱ ሲሆን የቢሮ እቃዎችን በብቃት ለማደራጀት ፣የሰው ሀይል ለማስተዳደር፣ የሰነድ ልውውጥን ለማቃለል እና ስራን በአግባቡ እንዲሰራ የማድረግ የሙያዊ ይዘት ነው።

ጎልደን ስታር ትምህርት ቤት ቤት የህጻናት ትምህርት ቤት በዘመናዊ ክፍል አቀማመጥና የውጭ መጥፋት ዜና ያለው ወይም ደሞ የተለያዩ የመዝናኛ ቦታ ያሉ ለህፃናት ትምህርት ቤቶች ውስጥ የሆነ ትምህርት ቤት ነው

አሰልጣኝ ትምህርት የምንለው ልምድ ያለው አስተማሪ ወይም ባለሙያ ለአንድ ተማሪ ወይም ለትንሽ ቡድን የግል ድጋፍ እና መመሪያ የሚሰጥበት ነው። ይህም እንግዲህ አሰልጣኝ ትምህርት ልምድ ያለው ሰው ልምድ ለሌላቸው የሚያካፍልበት ነው።

የኦሮሚያ ክልል ተጽፏል ትምህርት ቤት ዙሪያ ደረጃ የላቀ ተሰጡላቸው ተማሪዎች የተቋቋመ በኦሮሚያ ክልል ከፍተኛ ውጤት ያስመዘግቡ ተማሪዎችን ጥራት የጥራት ትምህርት ይሰጣል

ትምህርቶች ውስጥ አንዱ ክምና ነው ህክምና የምንለው እንግዲህ በሙያው ለመስራት ከሚያገለግሉ የሙያ ትምህርት ክርስቲያንም በህክምና አገልግሎት የሆነ ትምህርት መማር አስፈላጊ ነው

የሳይንስ አነስተኛ ሙከራ መሰረታዊ ሳይንስ ሙከራዎችን ለማከ የሚያገለግሉ በቅድሚያ የተዘጋጁ አነስተኛ መሣሪያዎች ስብስብ ናቸው የሳይንስን ትምህርት ቀላልና ተግባራዊ ያደርገዋል

የፕሮጀክተርና እስክሪን ትልልቅ ቡድኖች እንዲመለከቱ ዲጂታል መረጃዎችን ቪድዮ ፎቶ ኘሮሞሽን የሚያስተላልፍ ዘመናዊ መሳሪያ ነው ትምህርተም በምስል በማቅ በል ሳቢና ቀልጣፋ ያደርጋል

የማህደረ ዲጎንዩ ልዩ ትምህርት ቤት የልዩ ፍላጎት ማስተማሪያ ማዕከል ሲሆን የግል ትምህርት ቤት ቢሆንም ልዩ የሆነ የትምህርት ድጋፎችን የአእምሮ እድገትን እንቅስቃሴ በማገድ ይታወቃል።

የኢንፎርሜሽን ቴክኖሎጂ ድጋፍ የኮምፒውተር እና ሶፍትዌር መጠገነን ችግሮች መፍታትና ለተጠቃሚዎች ቴክኖሎጂው የድጋፍ መስጠት ይሆን የቴክኖሎጂ ትምህርት በአሁኑ ወቅት በብዙዎቻችን የሀገራችን ክፍሎች እየተሰጠ ይገኛል

የአዋሽ የሳይንስ ትምህርት ቤት በአፋር ክልል የሚገኝ የሳይንስና የላቀ ትምህርት ቤት ነው። በአፋር ክልል በልዩ ትኩረት የተቋቋመ ትልቅ እና ልዩ ትምህርት ቤት ውስጥ አንዱ ነው።

የሰው እና የኮምፒውተር መስተጋብር በሰዎች እና በኮምፒውተር ስራዎች መካከል ያለውን ግንኙነት እና አጠቃቀም የሚያጠና ዘርፍ ነው። የኮምፒውተር ኢንፎርሜሽን ለተጠቃሚ ምቹ እና ቀልጣፋ እንዲሆኑ በመንደፍ ላይ ያተኩራል።

የአካባቢ ቋንቋዎች መማር እና ማስተማር በአንድ ክልል ውሰጥ የሚኖር ሰው የዚያን የሚያስችል ወይም ለመምህራን የቋንቋ ስልጠና የሚሰጥ የመርሃ ግብር ነው። ለባህል እና አስተዳደር ግንኙነት ወሳኝ ነው።

የምስልና የቢሮ አጠቃቀም ለትምህርቱ ማብራሪያ የፕሮጀክተር የፖስተር ወይም የዩቲዩብዎችን በመጠቀም ትምህርቱን ማቅረብ የሚያስችል ሲሆን እንግዲህ በኢትዮጵያ ውስጥ ካሉ የማስተማር ዘዴዎች ውስጥ በጣም ጠቀሜታ ያለው የማስተማር ዘዴ ነው

የአዲስ አበባ አስተዋጽኦ ትምህርት ቤት በከፍተኛ ተሰጥዖ ያላቸው ተማሪዎች ላይ የሚያተኩር ሲሆን በትምህርት ውጤት የላቀ ችሎታ ያላቸውን ተማሪዎች በመንፈስ ለልዩ ትምህርት ፍላጎታቸው ምላሽ የሚሰጥ ነው

አካውንቲንግና ቡክ ኪፒንግ አካውንቲንግና ቡክ ኪፒንግ የሚባለው እንግዲህ ለትንንሽና መካከለኛ ንግዶች የሂሳብ መዝገብችን ማደራጀት የግብርና ሰለሌዳዎችን የመሥራት እና የፋይናንስ ሪፖርት የማዘጋጀት ሙያ ነው። ይህ ሙያዊ የሆነ ትምህርት በአገራችን ውስጥ ከፍተኛ አስተዋጽኦ አለው።

የሆቴል እና ምግብ ዝግጅትና ምግብ ዝግጅት በሆቴሎች እና በኤርትራንቶች ውስጥ ጥራት ያለው ምግብ ምናመጠጥ ማዘጋጀት እንዲሁም የመስተንግዶ አገልግሎት የመስጠት ሙያ ሲሆኑ የመንገዴ ከሙያዊ ትምህርቶች ውስጥ ዋነኛውና መሠረቱ ነው

ባህርዳር የህዝብ ቤተመፃህፍት ባህር ዳር የህዝብ ቤተመጻሕፍት የምንለው በባህር ዳር ከተማ ውስጥ የሚገኝ ሲሆን ይህ ቤተ መጻሕፍት በጣም ተስማሚና እንደውም ለመንቀሳቀስ በጣም የሚስማማ ቤተ መጻሕፍት ሲሆን ከጣና ሀይቅ ዳር ላይ የሚገኝ ቤተመፃሕፍት ነው።

ኢንተርኔትና ኢንፎርሜሽን መንደስና እላታዊ መሳሪያዎችና ነገሮችን በኢንተርኔት አማካኝ መረጃ እንዲለወጡ የሚያስል የኔትወርክ ስርዓት ነው ለስምዐ ከተሞችና ለዘመናዊ የቤት አያያዝ ወሳኝ ነው

የፕሮሰስ አውቶሜሽን ምንዝና የኢንዱስትሪ ሂደቶችን በራስ ስር አቶ የሚያሉ የቁጥጥር ስርዓቶች እና ቴክኖሎጂን የመንደፍ ዘርፍ ነው የምርት ብቃትና ፍጥነትን ለመጨመር እንዲሁም የሰው ስህተትን ለመቀነስ ያገለግላል

የግጭት አፈታት እና የሰላምታ ግንባታ ትምህርት በማህበራዊ ተቋማት እና በበጎ አድራጎት ድርጅት የሚሰጥ ነው። በግለሰቦች እና በማህበረሰቦች መካከል የሚከሰቱ ግጭቶችን በሰላማዊ መንገድ መፍታት እና የሰላም ባህልን የማስረፅ ክህሎት ያንፀባርቃል።

የኢትዮጵያን ባህላዊ መድሐኒት አወሳሰድና አጠባበቅ ስልቶችን ያስተምራል የባህል መዳኒት አጠባበቅ በተፈጥሮ የጤና አጠባበቅ የባህል ህክምና እውቀትን ለማስፋትና ግንዛቤ ለመፍጠር ያለመ መደበኛ ያልሆነ ስልጠና ነው።

የእንስሳት ጤና ረዳት የእንሰሳት ይረዳት በመሆን የእንስሳት በሽታን የመከላከል እና ቀላል ህክምናን የመስጠት የእንስሳት ምርታማነትን የማሻሻል ስራ የምናገኝበት የሙያ ትምህርቶች ከሆኑት ውስጥ የምናገኘው በመሆኑ ይጠቀሳል።

የቪዥዋል ኮምፒውቲንግ ምስሎችን ቪዲዮዎችንና ስሪዲ ሞዴሎችን በኮምፒውተር የመፍጠር የማስላትና የማሳየት ቴክኖሎጂ ነው በሲኒማ በህክምና እና በጨዋታ ልማት ዉስጥ ወሳኝ ነው።

ሬድሲ ኪንግጋርተን በከተማ ውስጥ የሚታወቅ የግል የቅድመ መደበኛ ትምህርት ቤት ሲሆን በአዲስ አበባ ውስጥ በግል ባለሀብቶች የሚተዳደርና ዝና ያተረፈ የቅድመ መደበኛ ተቋም ነው።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

የሰውነት አምሳል ማንኮሳ የሰውነት ክፍሎችን ወይም የአካል ስርአቶችን በዝርዝር የሚያሳይ ሞዴል ነው ተማሪዎች የባዮሎጂ ትምህርትን በተጨባጭ እንዲረዱ ይረዳል።

የመጀመሪያ ደረጃ ትምህርት ቤት የመቃብሪያ ደረጃ ትምህርት ቤት የምንለው እንግዲ ብዙ ታዋቂ ሰዎች ያፈረው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ድረስ ተማሪዎችን እያስተማረ ብዙ ታዋቂ መምህራንና ብዙ የመንግስት ሰራተኛ ትምህርት ቤት ነው

የማህበራዊ ሚዲያና ዲጂታል ማርኬቲንግ ኮርሶች የንግድ ተቋማትና ግለሰቦች ምርቶቻቸውን አገልግሎታቸውን በኢንተርኔትና በማህበራዊ ማስተዋወቅ እንዴት እንደሚችሉ የሚያሳይ ዘመናዊ ስልጠና ነው በዲጂታል ዘመን ፍላጎት ያለው ነው።

የሂሳብ መሳሪያዎች ኮምፓስ እና ፕሮትራክተር በተለይም በሂሳብና በጂኦሜትሪ ትምህርቶች ውስጥ ትክክለኛ ምስሎችን ለመሳልና ስልጠና ስንቶችን ለማረጋገጥ ያገለግላሉ ተግባራዊ የሂሳብ ትምህርት መሰረታዊ ናቸው።

በኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ቁጥር ወይም ደግሞ በመባል የሚታወቀው የሙያ መስክ ማብራሪያ ያለው የትምህርት ሲሆን የመንገዴ ትምህርቶችን ወይም ደግሞ የኢንፎርሜሽን ትምህርቶችን የምናገኝበት ሙያዊ የሆነ ትምህርት ነው

የቤተሰብ ምጣኔና የወሊድ መቆጣጠሪያ ትምህር ት በጤና ጣቢያዎችና በማህበረሰብ ደረጃ የሚሰጥ ትምህርት ነው በአግባቡ እንዲጠቀሙና ጤናማ እንዲመሩ ይረዳል ለጠና መሸሻ እና እናቶችን ጤና ለመጠበቁ ወሳኝ ሚና ይጫወታል

የክላውድ ኮምፒቲኢንግ መረጃዎችን ፣ሶፍትዌሮችን እና የኮምፒውተር አገልግሎቶችን በኢንተርኔት ወይም ክላውድ አማካኝነት የማቅረብ ቴክኖሎጂ ነው። ኢንፎርሜሽን ማከማቻ ዳታ ቤዝ አያያዝ እና የኔትወርክ አገልግሎቶችን በርቀት ማስተዳደር ያጠቃልላል።

የማሽን ቴክኖሎጂ፦ የማሽን ቴክኖሎጂ የምንለው እንግዲህ ኢንዱስትሪ ማሸኖችን በመጠቀም ብረቶችን በመቅረጽና በመቁረጥ የእቃ ክፍሎችን ማምረት፣ ለሀገር ውስጥና ኢንዱስትሪ ወሳኝ ከሆኑ የማሽን ዕቃዎች ውስጥ አንዱ የማሽን የሙያ ትምህርት ነው።

ሆቴል ኦፕሬሽንስ ሆቴል ኦፕሬሽን የሚባለው የሙያ ትምህርት እንግዲህ በሆቴሎች በሬስቶራንቶች ውስጥ የፊት ዴስክን ፣የቤት አያያዝን እንዲሁም ደግሞ ሆቴል ውስጥ ያሉ የሙያ ትምህርትን የሚሰጡ በመሆኑ ሆቴል ውስጥ ያሉ ሴቶች እየተማሩት ይገኛል።

የውይይት ዘዴ የውይይት ዘዴ የምንለው ከማስተማር ዘዴዎች ውስጥ አንዱ ሲሆን አስተማሪው ረዕስ ከሰጠ በኋላ ተማሪዎች ወይም በመላ ክፍል መሆን ሃሳብ የሚለዋወጡበት ዘዴ ነው። በዩንቨርስቲና ሁለተኛ ደረጃ ትምህርት ቤቶች የሚተገበር የማስተማር ዘዴ ነው።

ኢትዮጵያ ውስጥ ካሉ የሁለተኛ ደረጃ ትምህርት ቤቶች ውስጥ አንዱ ዋንኛው የሆኑ የተለያዩ የቁጥር ትምህርቶችን የምናጠናበት እንዲሁም ቀመሮችን የምናጠናበት የማስት ትምህርት የሚባል የሚጠራ ትምህርት ነው።

ካምቤርጂን አካዳሚ ኢትዮጵያ የካምቤርጂን የትምህርት ስርአት በመጠቀም ለህፃናት ትምህርት ተኩረት የሚሰጥ ሲሆን ይህም ለህፃነት ተስማሚ ከሆኑ ትምህርት ቤቶች ውስጥ ተጠቃሽ በመሆን የሚታወቅ ነው።

የላብራቶሪ መሳሪያዎች በሳይንስ ትምህርት ፊዚክስ ፣ኬሚስትሪ ፣ባዮሎጂ ተግባራዊ ሙከራዎችን ለማካሄድ ያገለግላሉ። ተማሪዎች ንድፈ ሀሳብን በተግባር እንዲያዩ እና ክህሎታቸው እንዲያዳብሩ ይረዳል።

የጉብኝት እና የመስክ ጥናት ከመማሪያ ክፍል ውጪ ወደ ሙዚየም ፣ፋብሪካ ወይም ተቋም በመሄድ ተማሪዎች በተግባር የሚማሩበት ነው። ይህም እንግዲህ በመስክ ላይ ወይንም በጉብኝት የሚገኝ የመማር ዘዴ ነው።

አንበሳ ኪንግጋርደን በህዝብ ዘንድ በስፋት የሚታወቅ ስም ሲሆን በአዲስ አበባ በብዙዎች ዘንድ የታወቀና ተደራሽ የሆነ ቅድመ መደበኛ ትምህርት ቤት ነው። የተለያዩ አገልግሎቶችን ይሰጣል።

የሮቦቲክስ ምህንድስና ሮቦቶችን የመንደፍ፣ የመገንባት እና የመቆጣጠር ምህንድስና ነው። የመካኒካል ፣የኤሌክትሪክ እና የኮምፒውተር ምህንድስና ያጣምራል። በኢንዱስትሪ በህክምና እና በአውቶሜሽን መስኮች ውስብስብ ስራዎችን ለማከናወን ያገለግላል።

አዳማ ኪንግ ጋርደን በአዳማ ከተማ ውስጥ በስፋት የሚታወቅ የህጻናት ትምህርት ቤት ነው በአዳማ ከተማ ለሚኖሩ ቤቶች ተደራሽ የሆነ ቅድሚያ መደበኛ አገልግሎት የሚሠጥ ትልቅ እንክብካቤ ማዕከል ነው።

የችግር መፍቻ መፍቻ ዘዴ ተማሪዎች ከማስተማር ዘዴዎች ውስጥ አንዱ ሲሆንም ተማሪዎች ውስብስብ እውነተኛ ችግሮችን በመለየትና መፍትሄ በማፈላለግ የሚማሩበት የትምህርት የማስተማር ዘዴ ነው

ሃይለስላሴ አንደኛ ደረጃ ትምህርት ቤት ከጥንት ከነበሩት ትምህርት ቤቶች ውስጥ አንዱ ሲሆን ቆየት ያለና ረጅም ጊዜ ወይም ብዙ ዘመናትን ያስቆጠረ ትምህርት ቤት ነው፤ ይህ አንደኛ ደረጃ ትምህርት ቤት በሀገራችን ከሚታወቁት ትምህርት ቤቶች ውስጥ አንዱ ነው።

የኢምቤድድ ሲስተም ምህንድስና ኤሌክትሮኒክስ ዕቃዎች ውስጥ የተካተቱ እና ኢምቤድድ የሆኑ የኮምፒውተር ስርዓቶችን የመንደፍና የማልማት ምህንድስና ነው ለሞባይል መሳሪያዎች ለመኪናዎችና ለቤት ውስጥ የኤሌክትሮኒክስ እቃዎች ወሳኝም ነው።

የኔትወርክ ደህንነትና ጥበቃ የኮምፒውተር ኔትወርክ ሊከሰቱ የሚችሉ የደህንነት ስጋቶች እና ተጋላጭነት የመለየትና የመገምገም ስራ ጥቃትን በመከላከል የመረጃ ደህንነትን ያረጋግጣል።

ፋሽን ዲዛይነር ፋሽን ዲዛይን ልብሶችን በመንደም በመስራት ለገበያ ማቅረብ በፋሽን ኢንዱስትሪ ከሆኑ የሙያ ትምህርቶች አንዱ ነው ይሄ ሙያ ትምህርት በሀገራችን ውስጥ ይጠቀሳሉ

ካርታዎች የሀገር ወይም የአለም የጂኦግራፊ ትምህርትን ለማስተማር የሚያገለግል ሲሆን ስለ አካባቢ ፣ሀገራት እና ዋና ዋና ቦታዎች መረጃ ይሰጣል። የተማሪዎችን አለም እውቀት በማስፋት ግንዛቤያቸውን ያሳድጋል።

የብሎኬን ቴክኖሎጂ መራጃዎችን አስተማሪ ሁኔታ ማእከላዊ ቁጥጥር የሚያገለግል የተከፋፈለ የመረጃ ቋት ነው ለትራንስፖርት አቅርቦት ሰንሰለት ርዓት ወሳኝ ነው።

የብሪቲሽ አለማቀፍ ትምህርት ቤት ለትንንሽ ልጆች የብስራት ትምህርት ወይም ደሞ የብሪቲሽን ቋንቋ ላይ የተመሰረተ ትምህርት የሚሰጥ ሲሆን ህጻናቶች ደግሞ ልጆች የብረት እንኳን እንዲማሩ የሚዘጋጅ ትምህርት ቤት ነው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

የጥቁር ሰልዳ ወይም ነጭ ሴሌዳ የመማር ማስተማሩ ሂደቱ ዋና ክፍል ነው። አስተማሪው ማብራሪያዎችን፣ ምሳሌዎችንና ማስታወሻዎች ለመጻፍ ይጠቀምበታል። ተማሪዎች የሚሰሩትን የክፍል ስራ በቀላሉ እንዲያዩ እና እንዲከታተሉ ያስችላል።

አርበኛ ልዩ ትምህርት ቤት ተለያዩ የአካል ጉዳተኛ ተማሪዎች ትምህርት የሚሰጥ ሲሆን በአዲስ አበባ የሚገኝ ሲሆን ለአካል ጉዳተኞች የተለያዩ ተማሪዎች መደበኛ ትምህርት ስርዓትን ተደራሽ በማድረግ የሚታወቅ ትልቅ ትምህርት ቤት ነው።

የስደተኞችና የተፈናቃዮች የሙያ ክህሎት ስልጠና፦ በስደተኞች ካምፓሶችና በተፈናቃዮች መካከል ውስጥ የሚገኙ ዜጎችን ይሰጣል፤ ወደ ስራ ገበያው እንዲመለሱ እና ራሳቸውን እንዲችሉ የሚያግዙ አጫጭር ስልጠናዎችን ያካትታል።

የቪዲዮ ኤድቲንግ ትምህርት ትምህርት በአሁኑ ሰዓት ከሙያዊ ትምህርቶች አንዱ ሲሆን መንገድ የሀገራችን ውስጥ ያሉ ቪድዮ ሶሻል ሚዲያው ላይ እየተስተላለፉ ያሉ እንዴት አድርገን ደስ የሚሉና ማድረግ እንችላለን ለማግኘት የሙያ ትምህርት ነው

ታብሌት ወይም ስማርት ፎን ተማሪዎች ኢ-መፅሃፍትን እንዲያነቡ ትምህርታዊ መተግበሪያዎችን እንዲጠቀሙ እና ዲጂታል ማስታወሻ የሚያስችል ግላዊ የዲጅታል መሳሪያ ነው። የሞባይል ትምህርትን ይደግፋል።

የጅማ ልዩ ፍላጎት ትምህርት ቤት ተሸማ ከተማ ፍላጎት ትምህርት ቤት ነው ክልል ምዕከላዊ ክፍል ማቅረብ የሉም ፍላጎት ትምህርት ተደራሽነትን በማረጋገጥ የሚታወቅም ነው።

የቢሮ አስተዳደር የቢሮ ስራዎችን ማስተዳደር፣ በሰነዶችን ማደራጃ እና የኮሚኒኬሽን ስራዎችን መምራት እንዲሁም ደግሞ የተለያዩ በቢሮ ውስጥ የሚያስፈልጉ ስራዎችን የመስራት ሂደት ከሙያ ትምህርቶች ውስጥ አንዱ ሲሆን ይህም እንግዲህ ማኔጅመንት በመባል የሚታወቅ የሙያ ትምህርት ነው።

የሊሴ ገብረ ማርያም ኪንግ ጋርተን አንጋፋው የፈረንሳይ ትምህርት የሚከተል ከፍተኛ ዝና ያለው በኢትዮጵያ ውስጥ ካሉት በጣም ታዋቂና ውድ ከሚባሉት ትምህርት ቤቶች አንዱ ነው። ከፈረንሳይኛ ቋንቋና ካለማቀፍ የትምህርት ጥራት ትኩረት በመስጠት ይታወቃል።

የድሬዳዋ ልዩ ፍላጎት ትምህርት ቤት በከተማ አስተዳደሩ የሚታወቅ የልዩ ፍላጎት ትምህርት ቤት ነው። የድሬዳዋ ከተማ አስተዳደር ነዋሪዎች የልዩ ፍላጎት ትምህርትን ተደራሽ በማድረግ የሚታወቅ ትልቅ የልዩ ትምህርት ቤቶች ውስጥ አንዱ ነው።

ሙያዊ ትምህርት ከሆኑት ውስጥ አንዱ ቴክኖሎጂ ሲሆን የሞተር ተሽከርካሪዎችን መኪናዎችን የጭነት መኪናዎችም በመመርመር መጠገንና መከላከል ላይ የሚያተኩር በየጊዜው የሚጨመር የተሽከርካሪ ብዛት የተነሳ ከፍተኛ ተፈላጊነት ያለው ነው

ትረካ እና ታሪክ ነገር የማስተማር ዘዴ ታሪኮችን በመጠቀም የትምህርቱን ይዘት ለተማሪዎች ለማስተላለፍ የሚያገለግል ሲሆን በተለይም በታሪክና ስነ ጽሑፍ ትምህርቶች ላይ ከፍተኛ አስተዋጽኦ አለዉ።

የአዲስ አበባ ቴክኖሎጂ ትምህርት ቤት በቴክኒክና በቴክኖሎጂ ተመልክት ላይ ትኩረት ያደረገ ሲሆን ለከፍተኛ ደረጃ ተማሪዎች የቴክኖሎጂ እና የምህና መሰረታዊ ትምህርት በመስጠት የሚታወቅ ልዩ ትምህርት ቤት ነው

የመረጃ እና የቤተ መፅሀፍት አያያዝ ክህሎት ለትምህርት ቤቶች ለአነስተኛ ተቋማት እና ለቤተ መፅሀፍት የሚያገለግል መረጃዎችን በአግባቡ የማደራጀት እና የመጠበቅ ስልጠና ነው። ለመረጃ አያያዝ ጥራት አስፈላጊም ነው።

ኖኅ ኢንተርናሽናል የፃናት ትምህርት ቤት ነው የህፃናት ትምህርት ቤት ትምህርት ቤቶች ዋነኛ ሲሆን በስፋት የሚታወቅ እና ለልጆች የሚመጥን አካባቢ ያለበት ቦታ በመሆኑ ለፃናቶች ተስማሚ የሆነ ትምህርት ቤት

የፎቶግራፍ ሙያ ስልጠና በዘመናዊ ዲጂታል ሚድያ ዘመን ከፍተኛ ፍላጎት ያለው የፈጠራ ሙያ ነው የፎቶግራፍ እና ቴክኖችን እንዲሁም በአጭሩ ያስተምራል

ጄኔራል ትምህርት ቤት ጀነራል ትምህርት በመባል የሚታወቀ ስር የሚተዳደር ነው ዝነኛ ይሆናል ከፍተኛ ወታደራችን ጨምሮ በርካታ ባለሙያዎችን ያፈራ የሁለተኛ ደረጃ ትምህርት ቤት ነው

የጋራ የማስተማር ዘዴ ሁለት ወይንም ከዚያ በላይ አስተማሪዎች በአንድ ጊዜ በአንድ ክፍል ውስጥ በመግባት ትምህርቱን በጋራ የሚያስተምሩበት ሲሆን ለተወሳሰቡ ትምህርቶች በጣም ሰፊ ማብራሪያ መስጠት የሚጠቅም የማስተማር ዘዴ ነው።

የሳይንስና ቴክኖሎጂ ትምህርት ቤት በላከ የሳይንስ ትምህርት የሚታወቅ ከፍተኛ የመግቢያ መስፈርት ያለው ሲሆን ምርጥ ተማሪዎችን የሚቀበልም በተለይ በሳይንስ እና በቴክኖሎጂ ትምህርት ላይ ትኩረት ያደርጋል ለከፍተኛ ትምህርት የሚያዘጋጅም ነው

ናዝሬት ትምህርት ቤት ኪንግ ጋርደን አንጋፋ እና በብዙዎች የሚታወቅ ሚሽን ትምህርት ቤት ነው። በቅድመ መደበኛ እና በአንደኛ ደረጃ ትምህርት ዝናን ያተረፈ ሲሆን ጥበቅ በሆነ የትምህርት አሰጣጥ የሚታወቅ ነው።

የእንጨት ስራና ካርፔንተሪ በመባል የሚታወቀው የሙያ ትምህርት የቤት ውስጥ እቃወችን የቢሮ በሮችን መስኮቶችን ከእንጨት የመስራትና የመጠገን ሙያ ነው። ይህም እንግዲህ የቤት ቁሶችን ለማሟላት ተፈላጊ የሆነ ትምህርት ነው።

የብረታ ብረት ማምረቻና ፋብሪካ በመባል የሚታወቀው የተለያዩ ልዩ የብረት ውጤቶችን በር፣ መስኮትና ፋብሪካ መሳሪያዎችን፣ ክፍሎችን በይደው እና ማምረቻ ማሽኖችን በመጠቀም የሚሰራ የሙያ ትምህርት መሆኑ የሚታወቅ ነው።

የተግባር ትምህርት የተግባር ትምህርት ወይም ደግሞ ሙከራ በመባል የሚታወቀው የማስተማር ዘዴዎች ውስጥ አንዱ ሲሆን በተለይም በሳይንስና በቴክኒክ ትምህርቶች በቤተሙከራ ወይም በወርቅ ውስጥ ተማሪዎች ራሳቸው ተገኝተው የሚሰሩበት የማስተማር ዘዴ ነው

የኮንስትራክሽን እቃዎች አናጢነት ማሰልጠኛ ይህ ማሰልጠኛ መደበኛ ከሆኑ የትምህርት ክፍሎች አንዱ ሲሆን ለግንባታ ኢንዱስትሪ የሚያገለግሉ አጫጭር የሙያ ክህሎቶችን እንደ ሰደር መለጠፍ ያሉ ስራዎች ናቸው።

የህፃናት ፍቅር ትምህርት ቤት በጥራትና በልጆች እንክብካቤ የሚታወቅ አንጋፋ ለህፃናት ትምህርት እድገት ልዩ ትኩረት በመስጠት የሚታወቅ ሲሆን ልወላጆች አስተማማኝ ምርጫ የሆነ ነው።

የኮምፒውተር ኔትወርክና ሲስተም አስተዳደር የኮምፒዩተር ኔትወርኮችን መዘርጋት ማስተዳደር ጋር የተያያዙ ጉዳዮችን መከታተል የሚችል የሙያ ትምህርት ሲሆን የሙያ ትምህርት እንግዲ በአሁኑ ወቅት በአገራችን ላይ እየተሰጠ ይገኛል

የጥያቄና መልስ የማስተማር ዘዴ፦ የጥያቄና መልስ የማስተማር ዘዴ ተማሪዎች ራሳቸውን እንዲገመግሙ፤ እንዲያስቡና እንዲያብራሩ ለማበረታታት በየክፍለጊዜው የሚካሄድ መሰረታዊ የማስተማር ዘዴ ነው።

ዲጂታል ቤተ መጻፍ ይህ ላይበራሪ በመስመር ላይ የሚገኙ የመጽሀፍት እና የምርምር ሑፎች ስብስብ ሲሆን ተማሪዎች አካላዊ ሳይሄዱ መረጃ እንዲያገኙ ያስችላል ።ምርምር ስራዎች ትልቅ ግብዓት ነው።

የኬሚስትሪ የትምህርት የኬሚስትሪ ትምህርት የምንለው ከሁለተኛ ደረጃ ትምህርት ቤቶች ትምህርቶች ውስጥ አንዱ ሲሆን መንገድ በጣም ብዙ ሙከራዎች እና ተግባሮች አሉበት ትምህርት ነው የማለማቀፋዊ የሆኑ ነገሮችን የምናጠናበት ትምህርት

አበበች ጎበና የኪንግ ጋር ደንና የህፃናት ማቆያ የበጎ አድራጎት ድርጅት በዋናነት ለተቸገሩ ህፃናት የትምህርትና እንክብካቤ አገልግሎት በመስጠት በሀገር አቀፍ ደረጃ ዝናን አትርፏል።

የሎጂስቲክስ እና የአቅርቦት ሰንሰለት አስተዳደር የእቃዎችን ግዢ ፣ማጓጓዣ ፣ማከማቻ እና ስርጭት ሂደቶችን ማስተዳደር ለንግድ እና ኢንዱስትሪው አስፈላጊ የሆኑ ምርቶች ውስጥ አንደኛው የመያ ትምህርት ነው።

የኢንተርኔት ግንኙነት መረጃዎችን በአለም አቀፍ ደረጃ ለመፈለግ ለኦርቶዶክስና ለምርም ስራዎች የሚያስፈልግ ዲጂታል መሰረተ ልማት ነው የመማር ማስተማርን ዓለም አቀፋዊነት ያረጋግጣል

ስፖርት ቁሳቁሶች ኳሶና የመረብ ኳስ የብቃት ትምህርት ውስጥ ተማሪዎች የተለያዩ ትምህርቶችን እንዲጫወቱ የሚያስችል ነው አካላዊ ጤንነትን የቡድን መንፈስና ማህበራዊ ሎቶችን ለመገንባት ጠቃሚ ነው

የጎንደር አይነ ስውራን ትምህርት ቤት በክልል ደረጃ አንጋፋ የአይነ ስውራን ትምህርት ቤት ሲሆን በአማራ ክልል ውስጥ የአይን ስውራን ትምህርትን በማስፋፋት ለክልሉ የትምህርት ስርዓት ትልቅ አስተዋጽኦ ያደርጋል።

ምግብ ማብሰል፦ ምግብ ማብሰል በአገራችን ውስጥ የተለያዩ የኢትዮጵያና አለም አቀፍ ምግቦችን በሙያ ደረጃ ማዘጋጀት ነው። ይህም እንግዲህ በሆቴሎችና ምግብ ቤቶች ውስጥ ተፈላጊ የሆነ የሙያ ትምህርት መሆኑ የሚታወቅ ነው።

ፕሮጀክት ዘዴ የፕሮጀክት ዘዴ የምለው ተማሪዎች በተግባራዊው ችግር ላይ የተመሰረተ የረጅም ጊዜ ስራ በመስራት የሚማሩበት ሲሆን ችግሮችን በመቅረብ እና በሙያ ትምህርት ላይ ትኩረት የተሰጡት የተሰራበት ያለ የማስተማር ዘዴ ነው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

ኢለርኒንግ መድረኮች ለምሳሌ ሞጁል ላይ ለመስጠት ለመስራት እና ተማሪዎች ጋር ለመገናኘት የሚያስር ሶፍትዌር ነው የርቀት ትምህርት ተደራሽነትን በማስፋት የማስተማር ሂደቱን ያቀላል

የመማሪያ መፅሐፍ የትምህርት ይዘቱን በዝርዝር የያዙ ዋና የመረጃ ምንጮች ናቸው። ተማሪዎች እውቀት እንዲያገኙ እና የቤት ስራ እንዲሰሩ መሰረት ይጥላሉ። በኢትዮጵያ የተማሪዎች ትልቅ የመገልገያ አካል ነው።

አዲስ አበባ የሰላሌ ትምህርት ቤት የሁለተኛ ደረጃ ትምህርት ቤት ውስጥ አንዱ ሲሆን ይህም እንግዲህ ካሉ የግል ትምህርት ቤቶች ውስጥ በውጤታማነቱ የሚጠቀስ ሲሆን ተማሪዎችን እያስተማረ ወደ ቀጣይ በማስተላለፍ የሚታወቅ ሁለተኛ ደረጃ ትምህርት ቤት ነው።

የጋምቤላ ክልል የሳይንስ ትምህርት ክፍል በክልል ደረጃ የተቋቋመ ትምህርት ቤት ሳይንስ ትምህርትን ተደራሽነት ለማድረግ የተቋቋመ ልዩ ትምህርት ቤት ተቋም ነው።

የድሬዳዋ የላከው ትምህርት ቤት በከተማ አስተዳደር የሚታወቁ ልዩ የትምህርት ማእከል ነው በድሬደዋ ከተማ አስተዳደር ውስጥ በውጤታቸው የላቁ ተማሪዎችን የመደገፍ ዓላማ ያለው ሲሆን በከፍተኛ ትምህርት አስተማሪ ነው

የሞንተሶሪ የማስተማር ዘዴ ዎች ትምህርት ቤቶች በስፋት የሚታገል ሲሆን ህጻናትን ራሳቸውን የሚመሩበት እናቶችን በመምረጥና በራሳቸው ፍጥነት የሚማሩበት የማስተማር ዘዴ ነው

ቅዱስ ራጉኤል የልዩ ፍላጎት ማዕከል የልዩ ፍላጎት ላላቸው ተማሪዎች ትምህርት የሚሰጥ ሲሆን በተለይም ለኦቲዝምና የአካል ጉዳተኝነት የህክምና ድጋፍና ትምህርት አገልግሎት በመስጠት ይታወቃል።

የመረጃና የስነ ምግባር አስተዳደር መረጃዎችን በስነምግባር እና በህግ መልኩዎች መሠረት እንዴት መጠቀምና ማስተዳደር እንደሚገባ የሚያጠና ነው። ይህም ግላዊ ትክክለኛነትንና የመረጃ ባለቤትነትን ይቆጣጠራል።

ይህ የሶማሌ ክልል ከሆኑት ትምህርት ቤት ነው። በጅግጅጋ የሚገኝ ሲሆን በክልሉ ደረጃቸው የላቀ ተሳትፎ ላላቸው ተማሪዎች የተቋቋመ ነው፣ በሶማሌ ክልል ውስጥ የላቀ ተሰጥኦ ያላቸውን ተማሪዎች በማሰልጠን የሚታወቅ ነው።

የሞባይል ቻርጅ ማድረጊያ ጣቢያዎች ተማሪዎች ለትምህርት የሚጠቀሙባቸውን ታብሌቶችና ስማርትፎኖች በአስተማማኝ ሁኔታ ቻርጅ እንዲያደርጉ የሚያስችል የጋራ መገልገያ ነው። የዲጂታል መሣሪያዎችን አጠቃቀምም ይደግፋል ።

የሐርድዌርና የሶፍትዌር ጥገና ሶፍትዌር ጥገና የምንማርበት ሙያዊ የሆነ ትምህርት ሲሆን ይህም እንግዲህ ተግባር ተኮር በሆኑ ስራዎች ላይ እንደ ስልክ ቴክኖሎጂ የሆኑ ነገሮችን ከተጎዱ በኋላ ወደ ነበሩበት ለመመለስ ወይም እንዲያገለግሉ ለማድረግ ምን ማድረግ አለብን የሚለውን የምንናይበት ነው።

አዲስ አበባ የጥበቃና የአየር ንብረት ለውጥ ትምህርት የስልጠና የደን ጭፍጨፋን የመከላከልና አካባቢ ጥበቃና የንብረት ለውጥን የመቋቋምቶችን ያስተምራል የገጠር ማህበረሰቦችን አካባቢ ጥበቃ ድርጅቶችና አቅም ይገነባል ትልቅ ትኩረት ያገኛል

የመልመጃ ስራ የመልመጃ ስራ የምንለው ጽንሰ ሀሳብ ለማጠናከር ተማሪዎችን በተደጋጋሚ ልምምዶችን የሚሰሩበት ነው በሂሳብ እና በቋንቋ ትምህርቶች ላይ የተለመደ የማስተማር ዘዴ መሆኑ የሚታወቅ ነው።

አስኮ ልዩ ትምህርት ቤት ለሳይንስና ቴክኖሎጂ ልዩ ትኩረት የሚሰጥ ሲሆን አዲስ አበባ የሚገኘውም ነው በሳይንስ ትምህርት አሰጣጡ ከፍተኛ ውጤት ለማምጣት ባለው ጥረት ይታወቃል እንዲሁም ተማሪዎችን በልዩ ዕውቀትና ክህሎት ያስተምራል።

ጅማ ኪንግ ጋርደን በጅማ ከተማ የሚገኝ በስፋት የሚታወቅ የህጻናት ትምህርት ቤት ነው ።በከተማዋ የህፃናት ትምህርት ዘርፍን ውስጥ ትልቅ ደርሻ አለው። ብዛት ያላቸው ህፃናትን በመቀበል ከክብካቤ ጋራ ትምህርትን ይሰጣል።

ከሁለተኛ ደረጃ ትምህርቶች ውስጥ አንዱ የሆነው የባዮሎጂ ትምህርት ሲሆን፤ ይህም እንግዲህ የተፈጥሯዊ እና ሰው ሰራሽ የሆኑ ነገሮችን የምናጠናበት እንዲሁም ደግሞ፤ ተፈጥሯዊ ነገሮችን በይበልጥ እያጠና የሚሰጠን የ ሳይንሳዊ የሆነ ትምህርት ነው።

የመማሪያ መመሪያ አስተማሪው ስርዓተ ትምህርትን እንዴት ማስተማር እንዳለበት የሚጠቁም ዝርዝር እቅድና ዘዴዎችን የያዘ ሰነድ ነው የትምህርት ጥራት ወጥነትንና እትምህርቱን ስኬት እንዲደግፉ ያደርጋል።

የንግግር ዘዴ፦ የንግግር ዘዴ ምንለው ከማስተማር አይነቶች ውስጥ አንዱ ሲሆን አስተማሪው የትምህርቱን ይዘት ለተማሪዎች በቃሉ የሚያብራራበት በተለይም በከፍተኛ እና ሁለተኛ ደረጃ ትምህርት ቤቶች በሰፊው በጥቅም ላይ እየዋለ የሚገኝ የማስተማር ዘዴ ነው።

የግራፊክስ ዲዛይን ትምህርት ዲዛይን ትምህርት ስራዎች ለማህበራዊ ሚዲያዎችና ለመገናኛ ብዙሃኖች የሚሆን ማራኪ ምስሎችና ሌሎችን የምርት ሙያ ትምህርት ሲሆን የሙያ ትምህርት አለም አቀፍ ገበያ ላይ በጣም ከፍተኛ ገብ ያላቸው ሰዎች የሚሰሩ ስራ

አካውንቲግና የገንዘብ አያያዝ፤ የኩባንያዎች ሂሳብ መመዝገብ በጀት ማዘጋጀትና የፋይናንስ ሪፖርት ማዘጋጀት ለማንኛውም ቢዝነስ ወሳኝ የሆነ የሙያ ትምህርት ነው። ይህ የሙያ ትምህርት ብዙ አካውንቶች እየተማሩት ይገኛሉ።

የዘመናዊ ግብርናና ቴክኖሎጂ ምርጥ ዘር ምርጫ የአፈር ለምነትን አጠባበቅና አነስተኛ ማሽን መጠቀም እና ማስተማር የምግብ ዋስትናን ለማረጋገጥ ወሳኝ የሆነ የሙያ ትምህርት የሚታወቅ ነው።

የህግ ግንዛቤ ማስጨበጫ ትምህርት ለዜጎች መሰረታዊና የሲቪል መብቶችን የህግ ልጆችና የኮንትራት ግንኙነቶችን በተመለከተ ዕውቀት ይሰጣል የሚረዳ ነው

የመፅሀፍት መደርደሪያ መማሪ መፅሀፍትን ፣መፅሄቶችን እና ሌሎች የንባብ ግብዓቶችን በስርዓት በመደርደር በቀላሉ ተደራሽ ለማድረግ የሚያገለግል ነው። የቤተመፅሀፍትን መዋቅር የሚያደራጅ ነው።

የኤሌክትሮኒክ ሰሌዳ ስማርት ቦርድ ከኮምፒውተር ጋር ተገናኝቶ የሚሰራ ሲሆን የንክኪ ማያ ገፆችን በመጠቀም መፃፍ እና የዲጅታል ይዘቶችን ማሳየት ያስችላል። ትምህርትን ፈጣን እና መስተጋብራዊ ያደርገዋል።

ኮንስትራክሽን ፎርማንን በመባል የሚታወቀ የግንባታ መምራትና የግንባታውን ጥራት የጊዜ ሰሌዳ መከታተል የሚችል መካከለኛ ባለሙያ ሲሆን ይህንን እንግዲያው ከሙያ ትምህርቶች ውስጥ አንዱ የሆነው።

ንጉስ ተክለሃይማኖት የመጀመሪያ ደረጃ ትምህርት ቤት ንጉስ የመጀመሪያ ደረጃ ትምህርት ቤት በደብረ ማርቆስ ከተማ ከጎን ልናገኝ የምንችለው የመጀመሪያ ደረጃ ትምህርት ቤት ነው የመጀመሪያ ደረጃ ትምህርት ቤት ብዙ ታዋቂ ተማሪዎችን ት /ቤት

ግብርናና የእንስሳት ዘርፉ ቁጥር ያለው እንዲሁም ደግሞ ግብርናው ላይ ያሉ ሥራዎችን ከምናገኝበት ዘርፎች መካከል እንግዲህ ከግብርና ሥራዎች መካከል ለምሳሌ አጨዳ ስራ እና ማረም የመሳሰሉ ክህሎቶችን ልናገኝበት የምንችለው የስራ አይነት ነው።

አቢወት ቅርስ ሁለተኛ ደረጃ ትምህርት ቤት በታሪካዊነት እና በአዲስ አበባ ከሚገኙ ትምህርት ቤቶች ውስጥ የአፄ ምኒልክን ሁለተኛ ደረጃ ትምህርት ቤት ነው በኢትዮጵያ ውስጥ የመጀመሪያ ዘመን ዘመናዊ ትምህርት ቤቶች ይሆን በታሪክ ቅርስነቱ በፖለቲከኞች ምሁራን ተመራቂዎች የሚታወቅ ነው።

እየተደራጁ ሴቶች ጊቢ ማሰልጠኛ ስልጠና በቡድን የተደራጀ የህብረት ስራ ማህበራትን መመስረት ምርት የማምረትና ቀጥተኛ የገቢ ትስስር አገልግሎቶችን ይሰጣል የሴቶችን የኢኮኖሚ አቅም ያጎለብታል።

አልፋ የልዮ ልጆች ማቆያ ትምህርት ቤት በተለይ አካል ጉዳት ላለባቸው ጻናት የሚሰጥ ሲሆን ነፃነትን የመንከባከብና ለቀጣይ ማዘጋጀት አገልግሎት የሚሠጥ የልዩ ልዩ የትምህርት ማዕከል ነው ፡፡

አዲስ አበባ ዩኒቨርስቲ የላቀ ተሰጥኦ ማእከል፦ ልዩ ተሰጥኦ ያላቸውን ተማሪዎችን ድጋፍ የሚሰጥ ነው፤ ምንም እንኳን መደበኛ ትምህርት ቤት ባይሆንም ከፍተኛ ተሰጥኦ ያላቸውን ተማሪዎችን ልዩ ስልጠና እና ድጋፍ ያደርጋል።

የጂኦግራፊ መረጃ ሲስተም ሶፍትዌር ጆግራፊያዊ የሆኑ መረጃዎችን በመሰብሰብ፣ በመተንተንና በካርታ መሬትን በማሳየት የሚያገለግል ሶፍትዌር ነው። በተለይ በከፍተኛ ትምህርት የከባቢ አየር ጥናት ላይ ወሳኝ ነው።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

አዳማ የህፃናት ትምህርት ቤት በአዳማ ከተማ በክልል ካሉ ትምህርት ቤቶች ውስጥ የህፃናት ትምህርት ቤቶች ውስጥ አንዱ ሲሆን ይህም እንግዲህ አዳማ የህፃናት ትምህርት ቤት ተብሎ የሚጠራ ሲሆን በኢትዮጲያ ውስጥ ካሉ የህፃናት ትምህርት ቤቶች ውስጥ አንዱ ነው።

ድብዛ የመጀመሪያ ደረጃ ትምህርት ቤት ድብዛ የመጀመሪያ ደረጃ ትምህርት ቤት የምንለው እንግዲህ በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶቹ ውስጥ አንዱ ሲሆን ይህም እንግዲህ ከአንደኛ እሰከ ስምንተኛ ክፍል ድረስ ተማሪዎችን በማስተማር የሚታወቅ ትምህርት ቤት ነው።

መንቆረር የመጀመሪያ ደረጃ ትምህርት ቤት። መንቆረር የመጀመሪ ደረጃ ትምህርት ቤት በአሁኗ ደብረ ማርቆስ በድሮዋ መንቆረር ተብላ ትጠራ በነበረው አሁን ላይ ደብረ ማርቆ ተብላ በምትጠራው ከተማ የሚገኝ የመጀመሪያ ደረጃ ትምህርት ቤት ነው።

ሃይረጂ ልዩ ሁለተኛ ደረጃ አዳሪ ትምህርት ቤት ይገኛል በተከታታይ አመታት ከፍተኛ የዩኒቨርሲቲ መግቢያ ውጤት አቅም ደረጃ በሰፊው የሚታወቁ የትምህርት ቤት ብዙ ተማሪዎችን እያስተማረ የሚገኝ ነው

ሃርሞኒ ኪንግጋርተን በዘመናዊ መደበኛ የትምህርት አሰጣጥ የሚታወቅ ነው፤ በህፃናት አካላዊ፣ አእምሮአዊና ማህበራዊ ዕርገት የሚረዱ ዘመናዊ መርሀግብሮችን በመጠቀም የሚሰጥ አገልጋይ ነው።

የድምፅ ማጉያ ስርዓት አምፕሊፋየር በትላልቅ አዳራሾች እና ክፍል ውስጥ የአስተማሪውን ድምፅ በማጉላት ሁሉም ተማሪዎች እንዲሰሙ የሚያስችል መሳሪያ ነው። ለትምህርታዊ ስብሰባዎችም የሚያገለግል ነው።

የቧንቧ ዝርጋታ እና ጥገና የውሀን እና የፍሳሽ ማስወገጃ ቱቦዎችን ወይንም ደግሞ ፓይፖችን የመገጣጠም እና የመጠገን ሙያ በግንባታ ዘርፍ ከፍተኛ ፍላጎት ያለው የሙያ ትምህርት ነው።

የምናገኘው ሙያዊ የሆነ ትምህርት እንግዲ ምርት እንዴት ይመረታል እንዲሁም ደግሞ የማስከበር ማስተባበሪያ ስራዎችን እንዲሁ የተለያዩ ችግኞችን ምን ቦታ ላይ ወይም ደግሞ ያገለግላል ።

ከሁለተኛ ደረጃ ትምህርት ውስጥ አንዱ የሆነው የሂሳብ ትምህርት ሲሆን የሂሳብ ትምህርት ማትስ በመባል የሚታወቀው ብዙ ካልኩሌሽኖችን እና የፕሮግራም ችግሮችን የሚፈታበት የትምህርት መስክ ነው።

ኬዝስተዲ በመባል በእውነተኛ የህይወት ክስተት ላይ የተመሰረተ ትንተና በማካሄድ ተማሪዎች የሚመሩበት ነው በህግ በቢዝነስና በጤና በስነዜጋ እና በስነ ምግባር የተለመደ የማስተማር ዘዴ ነው።

የቃል ትምህርት ዘዴ የቃል ትምህርት ዘዴ የምንለው መረጃችን ደጋግመን በማንበብ ወይም ደሞ በመስማት በልብ ለመያዝ የሚያስችል ዘዴ ነው በተለይ በሃይማኖታዊ ትምህርትና በአንደኛ ደረጃ ትምህርት ቤቶች ላይ የተቀመጠ የማስተማር ዘደ ነው

ቢልየድድ ለርኒግ የሚባለው የፊትለፊት ትምህርትና ኦንላይን ትምህርት ሲሆን ለምሳሌ ኢትዮጵያ ዲጂታል ላይበራሪ በመጠቀም የሚሰጥ ዘዴ ሲሆን በከፍተኛ ትምህርት እየተለመደ የመጣው በአሁኑ ወቅት ተግባር ያለ ነው።

ሱሚሌሽን ሶፍትዌር ሳይንስና ምህንድስና ትምህርት ውስጥ አደገኛ የሆኑ ሙከራዎችን በኮምፒውተር ላይ በተጨባጭ ሁኔታ እንዲለማመዱ የሚያስችል ፕሮግራም ነው ተግባራዊ ክህሎትን ያለ አደጋ ይገነባል።

አብማ የመጀመሪያ ደረጃ ትምህርት ቤት! አብማ የመጀመሪያ ደረጃ ትምህርት ቤት ደብረ ማርቆስ ከሚገኙ ትምህርት ቤቶች ውስጥ ተጠቃሽ ነው። ይህ ትምህርት ቤት እንግዲህ ብዙ ተማሪዎችን በማፍራት የሚታወቅ ሲሆን በጣም ከአንደኛ እስከ ስምንተኛ ክፍል እያስተማረ ለብዙ አመታት እያገለገለ ያለ ትምህርት ቤት ነውደ

ሳንድ ፎርድ አለማቀፍ ትምህርት ቤት አለማቀፍ ስርዓት ትምህርቶችን የሚከተል ጥሩ የመጫወቻ እና የማስተማሪያ ግብዓቶች ያሉት ይህ የትምህርት ቤት ከህፃናት ትምህርት ቤቶች ውስጥ የሚጠቀስ አንድ ትምህርት ቤት ነው።

የኳንተም ኮምፒውቲንግ መካኒክ መርሆችን በመጠቀም መረጃ የማስላት ዘዴ ነው ካሁኑ የኮምፒውተር በላይ ከሆኑ ስለቶችን ያከናውናል ኬሚስትሪ ምርምርና ደህንነት ወሳኝ ነው

የማሽን ቴክኖሎጂ የማሽን ቴክኖሎጂ የምንለው የኢንዱስትሪ ማሽነሪዎችን በመጠቀም ብረቶችን በመቁረጥ እና በመቅረጽ የእቃ ክፍሎችን ማምረትና ለአገር ውስጥ ኢንዱስትሪ ወሳኝነት ከፍተኛ አስተዋጽኦ ያለው ትምህርት ነው።

ዳዲቦሩ ትምህርት ቤት ዳዲቦሩ ትምህርት ቤት የሚባለው ትምህርት ቤት ኦሮሚያ ክልልና በአዲስ አበባ ከተማ ከፍተኛ ያለው ነው ውጤታማነቱ በጣም የሚታወቅና ብዙ ተማሪዎችን ያፈራ የሁለተኛ ደረጃ ትምህርት ቤት ነው።

የዝዋይ ሁለተኛ ደረጃ ትምህርት ቤት በኦሮሚያ ክልል ውስጥ ይገኛል ኢትዮጵያ የሚተዳደርና በጥሩ ውጤት የሚታወቅ የሆነ የዝውውር አካባቢ ያሉ የሁለተኛ ደረጃ ትምህርት ቤቶችን በማስተማር የሚታወቅነው

የአውቶነመስ ሲስተም ምህንድስና በራሳቸው የሚንቀሳቀሱ እና በራሳቸው ውሳኔ የሚወስኑ እንደ ድሮን እና ራሱን የሚያሽከረክር መኪና የመንደፍ እና የመቆጣጠር ምህንድስና ነው።

የቴሌማቲክስ ምህንድስና የቴሌኮሙኒኬሽን ከቴክኖሎጂ ጋር በማጣመር መረጃዎችን ማስተላለፍን የሚመለከት ምህንድስና ነው፤ በተለይም በትራንስፖርት፣ በመኪናና በቴክኖሎጂ ውስጥ ያገለግላል።

የሀዋሳ ቅድመ መደበኛ ትምህርት ቤት በሀዋሳ ከተማ አንጋፋ የሆነ የህፃናት ትምሀርት ቤት ሲሆን ለሀዋሳ ከተማ ኗሪዎች ቅድመ መደበኛ ትምህርት በመስጠትም ይታወቃል። በክልሉ ውስጥ ተቀዳሚ ከሆኑ መገልገያዎች ውስጥ አንዱ ነው።

የባህር ዳር ቅድመ መደበኛ ትምህርት ቤት በባህርዳር ከተማ የሚገኝ ትልቅ የቅድመ መደበኛ ትምህርት ማዕከል አንዱ ነው። በባህርዳር ከተማ ውስጥ ለህፃናት ትምህርት ተደራሽነትን በማስፋፋት የሚታወቅ ነው።

የመማሪያ ጠረጴዛ እና ወንበር ተማሪዎች እና አስተማሪዎች በአግባቡ ተቀምጠው የመማር ማስተማር ሂደቱን እንዲከታተሉ የሚረዳ መሰረታዊ የክፍል ውስጥ እቃ ነው። ለምቾት እና ለትምህርት ትኩረት መስጠት አስፈላጊ ነው።

የሐረሪ ዩኒቨርስቲ በክልል ደረጃ የላቀ ተሰጥኦ ያላቸው ልጆች ለመቀበል የተቋቋመ ትልቅ ትምህርት ቤቶች አንዱ ነው በሀረር ከተማ ክልል ውስጥ በልዩ ትምህርት አሰጣጥ የሚታወቅ ነው።

አጼ ምኒልክ የሁለተኛ ደረጃ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት 19 08 ዓ.ም የተመሰረተ ሲሆን በኢትዮጵያ የመጀመሪያ ዘመናት ትምህርት ቤት ነው በአገር ውስጥ የፖለቲካ እና ምሁራን አስተዋጾ ያደረጉት ምርቃንን ያሉ ሲሆን

ንግድ ንግድ ሙያዊ ከሆኑ ትምህርቶች ውስጥ መሸጥ እና መግዛት እንዳለብን በሙያው ላይ ተሰማ ልናገኙ የምንችለው የሙያ ትምህርት ሲሆን እንግዲህ በሙያው ተቀላቀለ በኋላ ወይም ደግሞ ከተለያዩ ሰዎች የተናገኙት አይነት ነው

የአዲስ አበባ መስማት ለተሳናቸው ትምህርት ቤት ቅዱስ ጳውሎስ መስማት ለተሳናቸው ትምህርት የሚሰጥ አንጋፋ ተቋም ሲሆን የመስማት ችግር ላለባቸው ተማሪዎች በምልክት ቋንቋ ትምህርት የሚሰጥ ነው። ለሙያና ለከፍተኛ ትምህርት ብቁ ዜጎችን በማፍራት ዝና አለው።

ጉለሌ የልዩ ፍላጎት ትምህርት ቤት በመንግስት ስር የሚተዳደር የልዩ ፍላጎት ማዕከል ሲሆን በተለያየ ፍላጎት ላይ የሚያተኩር ነው መንግስት የልጆች ፍላጎት ትምህርት በመወከል ተማሪዎችን ያስተምራል።

የጨዋታ ልማት እና ዲዛይን የኮምፒውተር የቪዲዮ ጨዋታዎችን የመንደፍ ፕሮግራም ኮድ የመፃፍ እና የግራፊክስ ዲዛይን የማዘጋጀት ፈጠራ እና ቴክኒዎሎጂ ነው። ከሶፍትዌር ምህንድስና እና ጥበባዊ ዲዛይን ይጣመራል።

ሙያዊ ከሆኑ ትምህርቶች ውስጥ አንዱ ማስተማር ነው ፤ ማስተማር እንግዲህ ሙያውን ከተቀላቀልን በኋላ ልናገኘው የምንችለው የትምህርት ዓይነት ሲሆን ይህ በምናስተምርበት ጊዜ የተለያዩ ትምህርቶችን ልናገኝበት የምንችለው የሙያ ትምህርት ብዙ ናቸው።

የቅድስት ማሪያም ትምህርት ቤት የቅድስት ማሪያም ትምህርት ቤት በዋነኝነት በአዲስ አበባ እና በሌሎች ከተሞች ቅርንጫፍ ያሉት በተደራጀ የትምህርት ስርአት የሚታወቅ ይህም እንግዲህ ብዙ ተማሪዎችን እያፈራ ያለ ከትምህርት ቤቶች ውስጥ አንዱ ነው።

የኢትዮጵያ ቴሌቪዥን ሬዲዮ ጣቢያዎች የዓይነ ስውራን ትምህርት ቤት በአገልግሎት አንጻር ታዋቂነት ያግኘ ሲሆን ምንም እንኳ ዋና ስራው ባይሆንም በሬድዮ ጣቢያው ስር የሚሰጥ በመሆኑ ለዓይነ ስውራን ማበረሰብ ውስጥ የሚታወቅ ነው።

አምባሳደር ህፃናት ትምህርት ቤት በአዋሳ ከተማ በአካባቢው ባለው የትምህርት ጥራትና መገልገያዎች መገልገያዎች የሚታወቅ ሲሆን ለህፃናት ትምህርት ቤቶች ከፍተኛ ያለው የትምህርት መስክ በመሆን

ዘመናዊ ግብርናና ቴክኖሎጂ የአፈር ምርመራ የውሃ አጠቃቀም የዘመናዊ የግብርና ማሽኖች አያያዝና እንዲሁም ምርጥ ዘርፍ የመጠቀም ምርጥ ዘር የመጠቀሙ ያወጪን ይጨምሩ የሚናገኛቸው የዘመናዊ ግብርና ቴክኖሎጂ የሆኑ ትምህርቶች ናቸው።

የብዕር እና እርሳስ ለፅሁፍ ለማስታወሻ መያዣ እና ለፈቲምላሽ ለመስጠት የሚያገለግሉ ዋና የመፃፊያ መሳሪያዎች ናቸው። ማንኛውንም ትምህርት ለመመዝገብ መሰረታዊ ግብዐት ናቸው።

የቱሪዝም መመሪያ ንድፍ የቱሪዝም መመሪያ ለሀገር ውስጥና ለሀገር ውጭ ቱሪስት የኢትዮጵያን ታሪካዊ ቦታዎች የማስተዋወቅ ሙያ ነው ይህም እንግዲህ ከሙያዎች የሚጠቀስ ሲሆን ቱሪዝምን እንዴት መምራት እንደሚቻል ልምድ የምናገኝበት ነው።

የጥናት ጠረጴዛ እና መብራት በቤተ መፅሐፍ ተመሪዎች በቤተመጻሕፍት ውስጥ በፀጥታ እና በትኩረት ራሳቸውን ችለው እንዲያጠኑ ምቹ ሁኔታን ይፈጥራል በተለይም ለምሽት ጥናት የመብራት ድጋፍ ይሰጣል።

አለም ገና የመጀመሪያ ደረጃ ትምህርት ቤት አለም ገና የመጀመሪያ ደረጃ ትምህርት ቤት የሚባለው ደብረ ማርቆስ ከተማ ውስጥ ከሚገኙ የመጀመሪያ ደረጃ ትምሀርት ቤቶች ውስጥ አንዱ ሲሆን ይህ የመጀመሪያ ደረጃ ትምህርት ቤት በዋናነት ታዋቂ ሰዎችን እያፈራ የሚገኘው መሰረታዊ ትምህርቶችን የሚያስተምር ነው።

ኮምፒዩተር ዴስክቶፕ ወይም ላፕቶፕ ለመረጃ አያያዝ ለሶፍትዌር አጠቃቀም እና ለትምህርት ዝግጅት የሚያገለግል መሰረታዊ ዲጂታል መሳሪያ ነው የቴክኖሎጂ ትምህርት መሠረት ነው

የደቡብ ክልል የራቀ ተሰጦ ትምህርት ቤት ሀዋሳ ሚካኤል ሲሆን በክልል ደረቀ ተማሪዎች ነው በደቡብ ክልል ልዩ ትኩረት ማዕከል ነው

የፋይናንስ ቴክኖሎጂ የገንዘብ አገልግሎቶችን ክፍያ ብድር ኢንቨስትመንት በአዲስ መልክ ለማቅረብ የቴክኖሎጂ ፈጠራን የሚጠቀም ነው ለፈጣንና ለተሻለ የፋይናንስ ተደርራሽነት ወሳኝ ነው።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

የመማሪያ ሰዓት የመማሪያ ሰዓትን ለማስተዳደር የሚያገለግሉ አስተማሪዎችና ተማሪዎች ጊዜን በአግባቡ እንዲጠቀሙ የትምህርት መርሐግብርን እንዲያከብሩ የሚያስችል ተግባር ነው።

የሶፍትዌር ልማት ቴክኒሺያን የሶፍትዌር ልማት ቴክኒሺያን የምለው እንግዲህ ቀላይ የሞባይል አፕሊኬሽኖችን፣ የድር ጣቢያዎችን ወይም አነስተኛ የንግድ ሲስተሞችን የመገንባት ሥራ እንዴት ይሠራል? የሚል ሙያዊ የሆኑ ክህሎቶችን ልናገኝበት የምንችለው የሙያ ትምህርት

ፕሪንተርና ፎቶ ኮፒ ማሽን የፈተና ወረቀቶችን ማስታወሻዎችና የመማሪያ ግብዓቶችን ለመገልበጥና ለማባዛት በስፋት ይገለገሉ መሳሪያዎች ናቸው የትምህርት ቁሳቁሶችን ተደራሽነት ይጨምራሉ

አዲስ አበባ የአይነ ስውራን ትምህርት ቤት የአይነ ስውራን ትምህርት አንጋፋ ማዕከል ሲሆን በ1950 ዎቹ አመተ ምህረት ጀምሮ ትምህርት ይሰጣል። ለአይነ ስውሮቹ የብሬል፣ የንቅናቄ እና ሌሎች የህይወት ክህሎቶችን በማስተማር ይታወቃል። የሀገሪቱ ዋና የአይነ ስውራን የትምህርት ማዕከልም ነው።

ሳንፎርድ ሁለተኛ ደረጃ ዓለም አቀፍ ትምህርት ቤት ይህ እንግዲህ የብሪቲሽና የአይር ስርዓት ትምህርቶችን የሚያስተምር ታሪካዊ ቅርስና ያለው ዓለም አቀፍ ትምህርት ቤት ነው። ይህ ትምህርት ቤት በአለም አቀፍ ደረጃ ብዙ ተማሪዎችን በማስተማር የሚታወቅ ነው።

የአርባምንጭ ፍላጎት ትምህርት ቤት በደቡብ ኢትዮጵያ የሚካሄዱት ትምህርት ቤት ነው ፍላጎት ትምህርትን ተደራሽ በማድረግ የሚታወቅም ቤቶች የሚመደቡ አንዱ ነው